መስኖ ይህ አንዱ የግብርና አይነት ሲሆን በመስኖ የተለያዩ አትክልቶችን እንዲሁም ምርት ሰጭ ሰብሎችን የማምረት ሂደት ነው።

ዳቦ፦ ዳቦ ከስንዴ የሚመረት እጅግ በጣም ጣፋጭ የሆነ እና ተወዳጅ የሆነ ካርቦሀድሬትን ለሰውነታችን ሙቀትን፣ ጤንነትን የሚሰጥ ንጥረ ነገሮችን የያዘ እጅግ በጣም ተወዳጅ ምግብ ነው።

የውሃ ዋና የውሃ ዋና በአለማችን ላይ ከሚታወቁና ከሚዘወተሩ እና ተወዳጅ ከሆኑ እጅግ በጣም ደስ ከሚያሰኙ የሰው ልጅ እንደመዝናኛነት ከሚጠቀመባቸው እንዲሁም እንደገቢ ማግኛነት የሚጠቅምበት ደስ የሚያሰኝ ስፖርት ነው።

ኤሮስፔስ:- ኤሮስፔስ የሚባለዉ ትምህርት ደግሞ ስለ አዉሮፕላን አካል እንዲሁም አሰራር ሚያጠና እጅግ በጣም ተወዳጅ እየሆነ የመጣ ያለ ትምሀሰርት ሲሆን ይህም ስለ አዉሮፕላን ጥገና እና ስለ ተለያዩ ነገሮች የሚያጠና ትምህርት ነዉ።

የልብስ ግብይት፦ የልብስ ግብይት በነጋዴዎች አቅራቤነት ለተጠቃሚዎች የሚቀርብበት ሲሆን የልብስ ግብይት በተለይ በበአላት አካባቢ ኢጅግ በጣም የሚደምቅ ግብይት ነው።

ጠላ በኢትዮጵያ ገጠራማ አካባቢዎች ወይም በኢትዮጵያ ማኅበረሰብ ዘንድ ተወዳጅ የሆነ እና ባህላዊ ከሆኑ መጠጦች አንዱ ሲሆን፤ ይህም መጠጥ ከጌሾ እንዲሁም፤ ከተለያዩ ነገሮች የተሰራ እጅግ በጣም ድንቅ ባህላዊ የሆነው የኢትዮጵያ መጠጥ ነው።

የዶሮ እርባታ የዶሮ እርባታ የምንለው የግብርና ዓይነት ሲሆን ዶሮዎችን በማርባት ላይ የተሰማራ ሲሆን ይህም ዶሮዎችን በግፍ ለገበያ ለማቅረብ ገቢ ለማግኘት እጅግ በጣም ጠቃሚ ነው።

ወርቅ፡- ከጌጣጌጦች አይነቶች ውስጥ አንዱ ሲሆን ፤ ወርቅ የሚያብረቀርቅ ፥ እጅግ በጣም የሚያምር፥ ከሌሎች ጌጣጌጦች የበለጠ በጣም ውድ የሆነ የሚያምር ተፈላጊ የሆነ ጌጣጌጥ ነው።

የግድግዳ ቤት፦ የግድግዳ ቤት የምንለው ከግድግዳ የተሰራ እንጨትን በማቆም ከእንጨት የተሰራ ቢት ሲሆን ይህም በገጠሪቱ የኢትዮጵያ ክፍል የተለመደ ነው።

መምህርነት ። መምህርነት ይህ የስራ አይነት እጅግ በጣም የተከበረ እና ብዙ የሀገር ባለውለታዎችን ጀግኖችን የምናፈራበት እጅግ በጣም ለሀገር ጠቃሚ የሆነ ቁጥር አንድ ስራ እና ተወዳጅ ስራ ነው ።

የከፋ ማህበረሰብ በኢትዮጵያ ከሚገኙ ማኅበረሰቦች ውስጥ አንዱ ሲሆን፤ ይህም የተለያዩ የራሱ ቋንቋዎችን የሚናገር የራሱ በባህል ያለው እጅግ በጣምውብ ባህል ያለው

ንጋት መጽሄት ይህች መጽሄት በኢትዮጵያ ታዋቂ መጽሔቶች አንዷን ስትሆን የተለያዩ ዜናዎችን የሳምንት ክንውኖችን ለአንባቢያን የምታደርስ መጽሄትና ቀልጣፋ ስራዎችን የምታቀርብ ናት።

የባህል ቀሚስ የባህል ቀሚስ በሱፐር ማርኬቶች የሚቀርቡ ልብሶች ሲሆኑ ይህም ደግሞ ከጠጥ ከተለያዩ ነገሮች ኢትዮጵያዊ ከሆኑ ግብቶች የሚሰራ እጅግ በጣም ተወዳጅ የሆኑ እና ተፈላጊ የሆኑ እቃዎች ናቸው።

የጢስ አባይ ፏፏቴ ጢስ አባይ ፏፏቴ የምንለው ከባህር ዳር አካባቢ የሚገኝ በጎጃም አካባቢ የሚገኝ እጅግ በጣም ውብ እና ህይወትን ነፍስን የሚያድስ እጅግ በጣም ውብ ቦታ ሲሆን ይህ የጊዮን ፏፏቴ ይገኝበታል ::

የጉራጌ ማህበረሰብ፦ የጉራጌ ማህበረሰብ በኢትዮጵያ በማእከላዊ አካበቢ የሚገኝ እጅግ በጣም ታታሪ ብርቱ ገንዘብ ፈላጊ የሆነ የኢትዮጵያ የስራ ተምሳሌት የሆነ ማህበርሰብ ነው።

ከአንድ ሀገር ወደ ሌላ ሀገር የሚደረግ ስደት፤ ይህ ስደት የራስን አገር ጥሎ ሉዓላዊ ድንበሯን አልፎ ወደ ሌላ ሀገር መሄድ ሲሆን ፤ እጅግ በጣም አስከፊ እና ለሌሎች አገር ባርነት ማገልገል ነው።

ሙዝ ፦ ሙዝ እጅግ በጣም ጣፋጭ ከሆኑ እና በጣም ጠቃሚ ከሆኑ ፣ ሲበሉት አንጀትን ከሚያርስ ፤ ከሚያቀዘቅዝ ምግቦች ውስጥ አንዱ ነው ።

ቦት ። ቦት ምንለው ከፕላስቲክ የሚሰራ በክረምት አካባቢ ጭቃን እንዲሁም ውሃን ለመከላከል የምንጠቀበት ጫማ ሲሆን ይህም እጅግ በጣም ለማኅበረሰቡ ጠቃሚ ሁኖ እናገኘዋለን ።

የፈረስ ጭራ፡- የፈረስ ጭራ ከፈረስ ጭረት ላይ የሚቆረጥ ፀጉር ሲሆን ይህ ጸጉር የአባቶቻችን ጭራን ለመስራት ይጠቀሙበታል። ይህ ጭራ አባቶቻችን ዝምቦችን ለመከላከል የሚጠቀሙበት ነው።

ድመት :-ድመት እጅግ በጣም ከሚወደዱ የቤት እንስሳቶች ውስጥ አነዷ ስትሆን እሷም መልካም ጸባይ ያላት አይጦችን በማደት የምታገለግል ብልጥ የሆነች የቤት እንስሳት ናት።

አስናቀች ምግብ ቤት ። አስናቀች ምግብ ቤት በወሎ አካባቢ በጃማ ወረዳ የምትገኝ ይቺ በጣም ከሚገርም ምግቦች ከሚቀርቡበት እና በዋጋቸው እርካሽ እንዲሁም በጥራታቸው እጅግ በጣም ተወዳጅ ከሆኑ ምግቦች ከሚቀርቡባቸው ምግብ ቤቶች ውስጥ አንዱ ነው ።

ወረቀት፦ ወረቀት ከጽህፈት መሳሪያዎች አንዱ ሲሆን ይህ ወረቀት ከእፅዋት የሚሰራ ፣ እጅግ በጣም የሚያምር ፣ ሲጽፉበት ደስ የሚል ፣ ነጭ ቀለም ያለሁ ፣ እጅግ በጣም የሚያምር ፣ ምቹ የሆነ የጽህፈት መሳሪያ ነው ።

ጉሎ ይህ ጉሎ የሚባለው እጽዋት በ ቅጠለ ሰፋፊ ከሚባሉት ውስጥ የሚመደብ ሲሆን፤ ይህም ለዘይት ማምረቻነት እንደ ግብዓት የሚሆን እጅግ በጣም ጠቃሚ የሆነ እጽዋት ነው።

የቅኔ ትምህርት ። የቅኔ ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ የሚሰጥ ትምህርት ሲሆን ይህ ትምህርት እጅግ በጣም የሚወደድ እና ቅኔ የሚዘረፍበት ትምህርት ነው ።

ዳማከሴ ፦ ዳማከሴ ይህ እጽዋት የእጽዋት ህክምና ፤ የባህላዊ ህክምና ሲሆን ይህ የባህላዊ ህክምና ህመም ሲከሰት ወይም ምች ሲመታን የምንጠቀመው ፈዋሽ ባህላዊ መድሀኒት ነው ።

ሎሚ ። ሎሚ የምንለው የፍራፍሬ አይነት ሲሆን ይህ ፍራፍሬ በውሃማ አካባቢዎች የሚበቅል እጅግ በጣም ጠቃሚ የሆነ ለሰውነት ጤንነትን የሚሰጥ ፍራፍሬ ነው ።

ጥምቀት ጥምቀት ይህ በኦርቶዶክስ ሃይማኖት ተከታዩች ዘንድ የሚከበር፥ እጅግ በጣም ተወዳጅና ድንቅ የሆነ በኢትዮጵያውያን ዘንድ ተወዳጅ የሆነ፥ ልዩ ውበት ያለው፥ በዓለም አቀፍ ቅርስነት የተመዘገበ የኦርቶዶክስ ሀይማኖት እምነት ተከታዮች በዓል ነው።

የሳር ቤት ምንለው በኢትዮጵያ በተለያዩ የገጠራማ አካባቢዎች የሚሰራ ፤ ከሳር የሚሰራ እጅግ በጣም ድንቅ ከሆነው ሰንበሌጥ ከሚባል ሳር የሚሰራ ፤ እጅግ በጣም ውብ የሆነ ቤት ነው ።

ገና ገና በኦርቶዶክስ ሃይማኖት ውስጥ የሚከበር እጅግ በጣም ተወዳጅ የሆነ እና በአለማችን ላይ ድንቅ ከሆነ የኦርቶዶክስ ተዋህዶ እምነት በአዓላት ውስጥ የሚጠቀስ በዓል ነው።

ሻደይ ወይም አሽንዴ ይህ በኢትዮጵያ በሰሜናዊ ክፍል የሚገኙ ማህበረሰቦች የሚያዘወትሩት ባህል ሲሆን ይህ ባህል በትግራይና እንዲሁም ወሎ አካባቢ ፥ በሰቆጣ ፥ ራያ አካባቢ ያሉ ማህበረሰቦች የሚያከብሩት በአል ነው።

ሊፒስቲክ የምንለው የመዋቢያ አይነት ሲሆን ሴቶች ከንፈራቸው ላይ የሚቀቡት ከኢትዮጵያውያን አንጻር እጅግ በጣም የሚያስጠላ ባህል ነው።

አልቦ አልቦ የምንለው የጌጣጌጥ አይነት ሲሆን፤ ይህ አልቦ በገጠራማው አካባቢ በተለይ ቆላ በሚባለው አካባቢ የሚኖሩ የኢትዮጵያ ማኅበረሰቦች ሴቶች በእጃቸው ላይ የሚያደርጉት ጌጣጌጥ ነው።

ማንጎ፡-ማንጎ ከፍራፍሬዎች ውስጥ አንዱ ሲሆን ይህ ማንጎ ለሰውነታችን እጅግ በጣም አስፈላጊ የሆነ ንጥረ ነገሮችን የሚሰጥ እጅግ በጣም ጠቃሚ የሆነ አትክልት ወይም ፍራፍሬ ነው ።

እናት ምግብ ቤት፦ እናት ምግብ ቤት በባህርዳር ዩኒቨርሲቲ ሰላም ግቢ የሚገኝ ምግብ ቤት ሲሆን ይህ ምግብ ቤት ለተማሪዎች እጅግ በጣም ተወዳጅ የሆኑ የእናት አይነት ምግቦችን እናት የምታቀርበውን ምግቦች አይነት የሚያቀርብ ምግብ ቤት ነው።

የትግራይ ባንድራ ፦የትግራይ ክልል ባንድራ በኢትዮጵያ ከሚገኙ የክልል ባንድራዎች አንዱ ሲሆን ይህም ከቀይ እና ከቢጫ ቀለም የተዋሃደ የትግራይን ክልል ህዝብ የሚወክል እጅግ በጣም ድንቅ ባንዲራ ነው።

ሄኖክ ምግብ ቤት ። ሄኖክ ምግብ ቤት በወሎ አካባቢ የሚገኝ የምግብ ቤት ሲሆን ይህ ምግብ ቤት እጅግ በጣም ተወዳጅ የሆኑ የክርስትና ተከታይ የሆኑ ሰዎች የሚመገቡበት እጅግ በጣም ድንቅ የሆኑ ምግቦች የሚገኙበት ነው ።

መብራት እጅግ በጣም ጠቃሚ የሆነ የመሰረተ ልማት አገልግሎት ሲሆን፤ ይህ መሠረተ ልማት የተለያዩ የገመድ ዝርጋታዎችን በማድረግ ኤሌክትሪክን ለህዝቡ ተደራሽ የምናደርግበት አስፈላጊ የሆነ መሰረተ ልማት ነው።

ህብረት ሱቅ ፦ ህብረት ሱቅ የምንለው ከመሰረተ ልማት አገልግሎቶች ዉስጥ አንዱ ሲሆን ህብረት ሱቅ ማለት በመንግስት ለህዝብ የሚቀርቡ እቃዎችን የማሰራጫ አገልግሎት ሲሆን ይህም እጅግ በጣም ጠቃሚ የሆነ መሰረታዊ አገልግሎት ነው።

የጨረታ ማስታወቂያ የጨረታ ማስታወቂያ የምንለው የተለያዩ ነገሮችን ለማጫረት በህዝቦች መካከል በአደባባይ አጫርተን ለመሸጥ ስንፈልግ የሚወጣ ማስታወቂያ ሲሆን በጣም ጠቃሚ የሆነ ማስታወቂያ ነው።

የእንስሳ ንግድ የእንስሳ ንግድ ማለት እንስሳቶችን ከቦታ ቦታ እያንቀሳቀሱ ለገዥዎች የምናቀርብበት ሲሆን ይህም ለነጋደዎች እጅግ በጣም ጠቃሚ ነው።